በምስሉ ላይ የምንመለከተው የተለያዩ ሱፐር ምርቶች ውስጥ የሆኑትን የተለያዩ ብስኩትና የማስታይነቶችን ከምስሉ ላይ እንመለከታቸዋለን።

በምስሉ ላይ የምንመለከተው ሚዳቋ በመባል የምትታወቀዋን የዱር እእንስሳት ሲሆን በምስሉ እንደምንመለከተው ዛፍ ተጠግታ ቂማ ከምስሉ ላይ እንመለከታታለን።

በምስል ላይ ምንመለከተው ኢት ዮጵያ ትልቅ አሻራ ያሳረፉበት እና እንደ አይን ብሌላችሁ የሚመለከቱትን የታላቁ ህዳሴ ግድብ ግንባታ እንመለከታለን ከምስሉ ላይ

በምስሉ ላይ የምንመለከተው የተለያዩ ለሽያጭ የቀረቡ ምርቶችን ሲሆን በምስሉ ላይ እንደምትመለከቱት እንደ ካሮት እንደትማቲም እንደ ቃርያ የመሳሰሉት እንደዝኩኒ የመሳሰሉት ምርቶችን እንመለከታለን።

በምስሉ ላይ የምንመለከተው ሄድፎን ወይም ኤርፎን በመባል የሚታወቀውን የሙዚቃ ማዳመጫ ከስሩም ማይክ ያለው በጣም ዘመናዊ የሆነ ሄድሴት እንመለከታለን።

በምስሉ ላይ የምንመለከተው አንገት ላይ የሚደረግ የአንገት ጌጥ ሲሆን፤ በቅርፁም 2 ልብ ቅርፅ አንድ ላይ ተቆላልፈው እንመለከተዋለን።

በምስሉ ላይ የምንመለከተው ሽምግልና የሚል ያለበት ዲኮር ሲሆን እንደምናየው ለሽምግልና ተብሎ የተዘጋጀ በተለያየ ማስዋቢያዎች ያጌጠ ዲኮር እንመለከታለን

በምስሉ ላይ የምንመለከተው ሰላም አስከባሪ የሆኑ የኮማንዶችን የምንመለከት ሲሆን በምስሉ ላይ እንደምናየው የተለያዩ ትርዕት ሲያቀርቡ እናያለን።

በምስሉ ላይ የምንመለከተው የእደ ጥበብ ስራ መሸጫ ሱቆችን ሲሆን በሱቆችም የተለያዩ የእደጥበብ ውጤቶች የሆኑ አልባሳትን እናያለን ፣እንመለከታለን።

በምስሉ ላይ ምንመለከተው ምግብ ቤት ሲሆን ሰዎች እንዲሁም ሌሎች ነገሮች መዝናኛ ሲሆን በውስጡ የተለያዩ ማህበረሰብ ክፍሎች ተቀመጠውን እንመለከታለን።

በምስሉ ላይ የምንመለከተው የኢትዮጵያ ኦርቶዶክስ ተዋህዶ ሊቀ ጳጳስ የሆኑት ብጹዕ አቡነ ቅዱስ አቡነ ማትያስ ለጋዜጠኞች በተለያየ ማብራሪያ ሲሰጡ እንዲሁም ከጀርባቸው ደግሞ የአዲስ አበባ ከተማ አስተዳደር ከንቲባና ሌሎች ባለስልጣናት ቆመውን እንመለከታለን

በምስሉ ላይ የምንመለከተው በጎንደር ከተማ የሚገኝ በጣም ታሪካዊ የሆነ ነርሱ ውስጥ አንዱ የሆነውን የጎንደር ፋሲል ግንብ ምስል እንመለከታለን።

በምስሉ ላይ የምንመለከተው በብር እና በወርቅ የተሰራ የአንገት ሀብል ሲሆን ከታች ማጫወቻውም የኢትዮጵያ ካርታ በመሀል ላይ የኢትዮጵያ ባንዲራ ተንጠልጥሎ ምስሉ ላይ እንመለከታለን።

የተለያዩ ላይ የምንመለከተው አንድ የአትክልትና የፍራፍ ሬ መሸጫ ሱቅ ሲሆን የተለያዩ የስራ ፍሬ አይነቶች ተደርድረው እንመለከታለን እንዲሁም ከፊት ለፊቱ አንድ ሴት ለመግዛት ቁማ እንመለከታለን።

በምስሉ ላይ የምንም መለከተው እልቅ ሰው በመባል የሚታወቀውን ሰውሊጅ ሲሞት የተክርስቲያን ላይ ሄዶ የሚደረገውን የቅብር ስነ ሥርዓት ሲፈጽሙ ከምስሉ ላይ የተንመረዳት እንችላል፡፡

በምስሉ ላይ የምንመለከተው የኢትዮጵያ ኤቲዮቴሌኮም ማስተዋቂያ ሲሆን በማስተዋቂያውም የንፅቁ ተሳታፊዎች ሽልማት 9ነኛ ዙር አሸናፊዎች 1 እስከ 10 ጊጋባይት ዳታ እንደሚያገኙ የሚያትት ማስተዋቂያ ነው።

በምስሉ ላይ የምንመለከተው በኢትዮጵያ እንዲሁም በኦሮሞ ፖለቲካ ውስጥ ትልቅ አሻራን ካሳረፉ ፖለቲከኞች ውስጥ አንዱ የሆነው ፕሮፌሰር መራራ ጉዲናን እምንመለከት ይሆናል።

በምስሉ ላይ የምንመለከተው ማዳበሪያ ጫና መኪና ተገልብጦ ተለያዩ ሰዎች ቁመው ሲመለከቱ እናያለን።

በምስሉ ላይ የምንመለከተው በጣም ጥንታዊ ከሆኑ የኢትዮጵያ ከተሞች ውስጥ አንዷ የሆነችዋን ውቢቷን ታሪካዊቷን የጎንደር ከተማ ከላይ እየተነሳ ፎቶ ሲሆን ከምስሉ እንደምንመለከተው የተለያዩ መኖሪያ ቤተዎች እንዲሁም ደግሞ ከፊት ለፊት እየጎንደር ፋሲለ ደስ ግን እንመለከታለ።